በሀገራችን ከሚገኙት ማኅበረሰቦች ውስጥ አንዱ የሆነው የጉራጌ ማኅበረሰብ ሲሆን ይህ ማኅበረሰብ ስራ ወዳድ እና ብርቱ ነው ። የሚገኘውም በደቡብ ክልል ነው ።

ኢትዮጵያ ውስጥ ካሉ የሀይማኖት ተቋማት ውስጥ ኡስታዝ በሚል ስያሜ የሚጠራ ግለሰብ ያለበት በየትኛው የሀይማኖት ተቋም ነው?

የኢትዮጵያ ውስጥ ከሚገኙ መሰረታዊ አገልግሎቶች ውስጥ አንዱ የሆነው የጤና አገልግሎት ሲሆን ይህ አገልግሎት በሆስፒታሎች፣ በጤና ጣቢያዎች እንዲሁም በክሊኒኮች ማግኘት እንችላለን።

ኢትዮጵያ ውስጥ ብዙ የሙዚቃ ሰዎች ይገኛሉ ። እነዚህም ውስጥ አንዱ የሆነው ልጅ ሚካኤል የሚባለው የሙዚቃ ሰው ሲሆን ምን አይነት ሙዚቃዎችን ይጫወታል ?

መሰረታዊ አገልግሎት ከምናገኝባቸው ተቋማት ውስጥ አንዱ ሆስፒታል ሲሆን፤ የግልና የመንግሥት ተብሎ ይከፈላል። ሰዎች ህክምና ለማግኘት የሚሄዱበት ተቋም ሲሆን ፤ ከግልና ከመንግስት የትኛው የበለጠ ጥሩ አገልግሎት ይሰጣል።

በአካባቢያችንን ከምናገኛቸው የአትክልትና ፍራፍሬ ዓይነቶች ውስጥ አንደኛው ሎሚ ሲሆን፤ ይህ ሎሚ ቆምጣጣ ጣዕም ያለው ሲሆን፤ ቫይታሚን ሲ እናገኝበታለን።

በኢትዮጵያ ውስጥ ብዙ የፖለቲካ ፓርቲዎች ይገኛሉ ። ከእነዚህም ውስጥ አንዱ የሆነው ኢዜማ የሚባለው የፖለቲካ ፓርቲ ሲሆን ብዙ አባላቶችም አሉት ።

ሴቶች የተለያዩ ፕሮግራሞች ሲኖሩባቸው ጸግራቸውን በኮንዲሽነር እንዲሁም በዉሃ በመታጠብ ወደኋላ የፈርዛሉ።

ሰዎች የተለያዩ ጫማዎችን ይጠቀማሉ። ከእነዚህ ውስጥም አንዱ ቆዳ ጫማ የሚባለው ሲሆን፤ ይህም ቆዳ ጫማ በብዛት ሱፍ ሲለብሱ የሚጠቀሙት የጫማ ዓይነት ነው።

ኢትዮጵያ ውስጥ ብዙ የማህበረሰብ ክፍሎች ይገኛሉ ። ከእነዚህም ውስጥ አንዱ የሆነው የአገው ማህበረሰብ ሲሆን ይህ ማህበረሰብ በአማራ ክልል ውስጥ በአገው ምድር ይገኛል ።

በኡገራችን የተለያዩ የማኅበረሰብ ክፍሎች ይገኛሉ። ከእነዚህም ውስጥ አንዱ የሆነው የሲዳማ ማህበረሰብ ሲሆን ይህ ማህበረሰብ በሀዋሳ ከተማ በሲዳማ ክልል ይገኛል።

ሰዎች የተለያዩ ቦታዎችን ለማየት ማለትም የቱሪዝም መስህቦችን ለማየት ይሄዳሉ። ለምሳሌ፡-በአማራ ክልል ውስጥ የሚገኙ የቱሪዝም ቦታዎች ላሊበላ፣ ፋሲል ግንብ ይገኙበታል።

ከ ምግብ አይነቶች ውስጥ የሚመደበው አንዱ የሽምብራ አሳ የሚባለው ሲሆን፤ በብዛት በጾም ወቅት የሚዘወተር የምግብ አይነት ሲሆን፤ የሚዘጋጀውም ከሽምብራ ዱቄት ነው።

በ አካባቢዎችን ብዙ ዓይነት ተፈጥሯዊ የሆኑ ቦታዎች አሉ። እነዚህ ተራራማ ሊሆኑ ይችላሉ፤ ሸለቆ ሊሆኑ ይችላሉ። ውሃማ የሆኑ ቦታዎች ይገኛሉ።

በአካባቢያችን ብዙ አይነት የባህላዊ ህክምና ዘዴዎች ይገኛሉ። ከነዚህም ውሰጥ ለምሳሌ ጉንፋን ሲያመን የምንጠቀመው የባህላዊ ህክምና ጤና አዳምን ነው።

ሴቶች ለመዘነጥ ሲሉ ጸጉራቸውን በተለያየ አይነት ዘዴ ይሰራሉ። ከነዚህም ውስጥ አንዱ የሆነው ቁጥርጥር ሲሆን በብዛት በክረምት ወራቶች ይሰሩታል።

ሰዎች ለመዋብ ወይም ውበታቸውን ለመጠበቅ የተለያዩ ነገሮችን ይጠቀማሉ። ከእነዚህም ውስጥ አንዱ የሆነው ሰነስክሪን የሚባለው ሲሆን፤ ፊታቸውን ከፀሀይ ለመከላከል ይጠቀምበታል።

በኢትዮጵያ ውስጥ ከሚገኙ መሰረተ ልማቶች ውስጥ አንዱ መንገድ ሲሆን፤ ይህ መንገድ ሰዎች ከቦታ ቦታ ከአካባቢ ወደ አካባቢ ለመንቀሳቀስ ይጠቀሙበታል። ይህ መንገድ ደረጃውን ጠብቆ የተሰራ መንገድ ተብሎ የሚጠራው ከምን ከምን ሲሰራ ነው?

በኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት ዉስጥ ከሚከበረው አንዱ የሆነው የደመራ በዓል ሲሆን ይህ የደመራ በዓል የአደባባይ በዓል ተብሎ ይጠራል::

ሰዎች ከቦታ ቦታ በመንቀሳቀስ ወይም በመጓጓዝ የተለያዩ ቦታዎችን ወይም የቱሪዝም መስህቦችን ያያሉ ። ከእነሱ ውስጥ አንዱ የጢስ አባይ ፏፏቴ ሲሆን ይህ ፏፏቴ በአማራ ክልል በባህር ዳር ከተማ ይገኛል ።

ሀገራችን ውስጥ ብዙ የተለያዩ የፖለቲካ ፓርቲዎች ይገኛሉ ከነዚህም ውስጥ አንዱ የሆነው የአማራ ክልልን ወክሎ የሄደው የአብን ፖለቲካ ፓርቲ ይገኝበታል።

በአካባቢያችን ከሚገኙ አትክልት እና ፍራፍሬዎች ውስጥ አንዱ የሆነው ብርቱካን ሲሆን ብርቱካን ለሰው ልጅ ምን አይነት ጥቅሞችን ይሰጣል?

በአገራችን የሱፐር ማርኬት ምርቶች ውስጥ ከሚጠቀሱት አንዱ የሆነው ሰንቺፕስ ሲሆን ይህ ሰንቺፕስ ከምን ከምን ይዘጋጃል?

በአካባቢያችን ከሚገኙ ቡና ቤቶች እና ምግብ ቤቶች መካከል ዉስጥ የሚሸጡ ምግቦች ይኖራሉ መጠጦች ይኖራሉ። ለምሳሌ ከመጠጥጥ ብናይ ለስላሳ ይኖረናል። ቢራ ይኖራል።

ሰዎች የቱሪዝም ቦታዎችን ለማየት የተለያዩ ጉዞዎችን ያደርጋሉ ። ለምሳሌ ፦በጣና ሐይቅ የሚገኙ ገዳማቶችን ለማየት ይሄዳሉ ።

ሰዎች የተለያዩ የፀጉር አሰራር ዐይነቶች አላቸው። ለምሳሌ ቁንጮ የሚባለውን የፀጉር አሰራር ብናይ በብዛት በህጻናት ላይ ይዘወተራል።

ጌታችን ውስጥ ከሚገኙ የቤት ዕቃዎቹ አንዱ የሆነው ሶፋ ሲሆን ይህ ሶፋ ከእንጨት ወይም ደግሞ ከብረት የተሰራ ነው።

ብዙዎች ከቦታ ቦታ ለመንቀሳቀስ የተለያዩ የማጓጓዣ መንገዶችን ይጠቀማሉ። ከእነዚህ ውስጥ አንዱ የሆነው ባቡር ሲሆን፤ ብዙ ሰዎችን ከቦታ ቦታ ለመንቀሳቀስ ይጠቅማል።

በሀገራችን ኢትዮጵያ ብዙ የፖለቲካ ፓርቲዎች ይገኛሉ ። አሁን ያለንበት ገዢው ፓርቲ የሚመራ የየትኛውን የፖለቲካ ፓርቲ ነው ?

ኢትዮጵያ ውስጥ ብዙ አይነት የፋሽን ልብሶች ይገኛሉ ። ምሳሌ ሰዎች በበዓል ቀናት የሚለብሳቸው ምን አይነት የፋሽን አይነቶችን ነው ?

ሰዎች የ ጽሕፈት መሣሪያዎችን በመጠቀም የተለያዩ ነገሮችን ይሠራሉ። ለምሳሌ ወረቀትን በመጠቀም ምን ምን ሥራዎችን ሊያከናውኑ ይችላሉ?

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ ተሽከርካሪዎች ይጠቀማሉ። ከእነዚህ ውስጥ ለምሳሌ መኪና ሲሆን፤ መኪና በየብስ ላይ ማለትም በመሬት ላይ ከሚሄዱ የመጓጓዣ ዓይነቶች ውስጥ ይመደባል።

ሰዎች ለመዋብ ብለው የተለያዩ የውበት መጠበቂያ መንገዶችን ይጠቀማሉ። ከነዚህም ውስጥ አንዱ የሆነው ሎሽን ሲሆን ይህ ሎሽን የሰውነት ቆዳቸውን ልስላሴነቱን አስቀጥሎ ይይዛል።

በኢትዮጵያ ዉስጥ ከሚገኙ ማህበረሰቦች ዉስጥ አንዱየሆነዉ የአዊ ማህበረሰብ ሲሆን በኢትዮጵያ ዉስጥ በየትኛዉ ክልል ይገኛል?

ሰወች ወደ ገበያ ሂደው የተለያዩ የንግድ ውይም የግብይት ሂደቶችን ያካሂዳሉ። ለምሳሌ ሽንኩርት ይገዛሉ። ድንች የተለያዩ ነገሮችን ይገዛሉ።

በአለማችን ካሉት አገራት ውስጥ አንዷ የሆነችው ኢትዮጵያ የራሷ የሆነ ባንዲራ እና መለያ አላት። ይሄ ባንድራ እና መለያ ቀለሙ ምን ምን አይነት ነው?

በኢትዮጵያ ውስጥ የሚገኙ ዘመናዊ መኖርያ ቤቶች ውስጥ አንዱ የሆነ ፎቅ ቤት ከምን የሚሠራ ይመስላችኋል።

መሠረተ ልማት ከሚባሉት ውስጥ አንዱ የሆነው የንፁህ መጠጥ ውሃ አገልግሎት ሲሆን፤ ይህን ውሃ ከምን ከምን ልናገኝ እንችላለን?

ሰዎች ለማማር ወይም ለመዋብ ብለው የተለያዩ ጌጣጌጦችን ይጠቀማሉ። ከነዚህም ውስጥ ለምሳሌ አንገታቸው ላይ የሚጠቀሟቸው ሀብሎች ከብር ወይንም ደግሞ ከወርቅ የተሰሩ ሊሆኑ ይችላሉ።

ኢትዮጵያ ውስጥ ካሉ የሥራ ዘርፎች ውስጥ አንዱ የሆነው የሽመና ስራ ሲሆን፤ ይህ የሽመና ስራ ምን አይነት ሥራዎችን ያጠቃልላል?

ሰዎች የተለያዩ ስራዎችን ለማከናውን ልዩ ልዩ መሳሪያዎችን ይጠቀማሉ። ለምሳሌ እንጨትን ወይም ዛፍን ለመቁረጥ ሲፈልጉ መጋዝ ይጠቀማሉ።

ሰዎች የተለያዩ የማስታወቂያ ስራዎችን ይሰራሉ ከነዚህም ውስጥ አንዱ የሪል ስቴት ማስታወቂያ ሲሆን ለምሳሌ ዲኤምሲ ሪልስቴትን ለማስተዋወቅ አንዱ ዘዴ ነው።

ኢትዮጵያ ውስጥ ብዙ ህግ አስከባሪ አካላት ይገኛሉ። ከነዚህም አንዱ የሆነው ፖሊስ የሚባለው ሲሆን የራሱ የሆነ መለዮ ልብስ አለው። ይህ መለዮ ልብስ ምን አይነት ቀለም አለው።

በአካባቢያችን ብዙ የቡና ቤት እና ምግብ ቤቶች ይገኛሉ። እነዚህ ምግብ ቤቶች የሚሰጡት አገልግሎት የምግብ አገልግሎት እንዲሁም፤ የመጠጥ አገልግሎቶችን ይሰጣሉ።

በኢትዮጵያ ውስጥ ከሚገኙ ማኅበረሰቦች አንዱ የሆነው ኮንሶ የሚባለው ማህበረሰብ ሲሆን፤ በየትኛውም የሀገራችን ክፍል ይገኛል?

በኢትዮጵያ ዉስጥ ካሉ ሃይማኖቶች ዉስጥ አንዱ የሆነው የእስልምና ሃይማኖት ሲሆን ይህ ሃይማኖት ብዙ ተከታዮች አሉት:: በዚህ ሃይማኖት ዉስጥ ሃጅ የሚባል ማዕረግ ስም አለ::

በአካባቢያችን ከምናገኛቸው እፅዋቶች ዉስጥ አንዱ የሆነው ጌሾ ሲሆን ጌሾ ሰዎች ጠላን ወይም ጠጅን ለማዘጋጀት ይጠቀሙበታል::

በኢትዮጵያ ውስጥ ከሚዘወተሩ የምግብ አይነቶች ውስጥ በየአይነት የሚባለው የምግብ አይነት ሲሆን በውስጡም የተለያዩ የምግብ አይነቶችን ይይዛል። ከእነዚህም ውስጥ ምንምን የሚባሉ የምግብ አይነቶችን ይይዛል?

በሀገራችን ኢትዮጵያ ብዙ የፖለቲካ ፓርቲዎች አሉ። ከነዚህ፣ ም ዉስጥ ዶክተር ደሳለኝ ጫኔ የሚባለው ግለሰብ የየትኛው የፖለቲካ ፓርቲ አባል ነው?

በቤታችን ውስጥ የሚገኝ 4 እግር ያለው ጠረጴዛ የቤት ዕቃ ሲሆን ከምን ከምን የሚሠራ ይመስላችኋል?

ኢትዮጵያ ውስጥ ብዙ የትምህርት ተቋማት ይገኛሉ። እነዚህም ውስጥ የግል የትምህርት ተቋማት እና የመንግስት የትምህርት ተቋም ተብሎ ይከፈላሉ። አብዛኛው የህብረተሰብ ክፍል እያስተዳደረ ወይም ይዞ የሚገኘው የመንግስት ተቋም ነው።

በቤታችን ዉስጥ ከሚገኙ የቤት እቃዎች ዉስጥ አንዱ የሆነው አልጋ ሲሆን ይህ አልጋ ከእንጨት ወይንም ደግሞ ከብረት ይሰራል::

ህፃናት ከሚማሯቸው ትምህርቶች ውስጥ አንዱ የሆነው የስነ ምግባር ትምህርት ሲሆን ይህ ትምህርት ህፃናት ጥሩ ዜጋ እንዲሆኑ ከታች ጀምረው ተኮትኩተው እንዲያድጉ የሚያደርግ ትምህርት ነው።

ሰዎች ከቦታ ቦታ የመንቀሳቀስ የተለያዩ የመጓጓዣ መንገዶችን ይጠቀማሉ። ከእነዚህም ውስጥ አንዱ የሆነው አውሮፕላን ሲሆን፤ ይህ አውሮፕላን በአየር በራሪ ነው።

በአገራችን በሙዚቃው ዘርፍ ከምናውቃቸው የሙዚቃ ሰዎች ውስጥ ላምባዲና በሚል የሙዚቃ ርዕስ የተጫወተው የትኛው የሙዚቃው ሰው ነው።

ሰዎች ወደ ገበያ ሄደው የተለያዩ የንግድ እቃዎችን ይገዛሉ። ከእነዚህም ውስጥ ሽንኩርት፣ ዘይት በርበሬ፣ ምስር የተለያዩ ነገሮችን ገዝተው ይመጣሉ።

ኢትዮጵያ ውስጥ ከሚገኙ የልቦለድ መፅሐፍቶች ውስጥ የሚመደበው ራማቶኃራ በሚል ርዕስ የተፃፈ አንድ መፅሐፍ አለ ። የዚህ መፅሐፍ ደራሲ ማን ተብሎ ይጠራል?

በኢትዮጵያ ዉስጥ ሰዎች ራሳቸውን ለማስተዳደር ወይም ራሳቸውን ለመምራት የተለያዩ ስራዎችን ይሰራሉ:: ከነዚህም ዉስጥ አንዱ የሆነው የመምህር ሥራ ሲሆን በየትኛው ተቋም ዉስጥ ይሰራል?

የሱፐር ማርኬት ምርቶች ከሚባሉት ውስጥ አንዱ የሆነው ሰንቺብስ ሲሆን ይህ ሰንቺብስ በብዛት ህጻናት ይጠቀሙታል። ሰንቺብሱ የሚዘጋጀው ከድንች ነው።

በኢትዮጵይስ ውስጥ ከሚገኙ ህግ አስከባሪ አካላት ውስጥ አንዱ የሆነው ፖሊስ ህግን ለማስከበር ምን ምን መሣሪያዎችን ይጠቀማል?

ኢትዮጵያ ዉስጥ ብዙ አይነት የመጠጥ አይነቶች ይገኛሉ። ከእነዚህም ዉስጥ አንዱ ጠጅ ሲሆን ጠጅ ከማር እና ከጌሾ የሚሰራ ሲሆን ቀለሙም ቢጫ ቀለም አለዉ።

በሀገራች ውስጥ የተለያዩ የማስታወቂያ ስራዎች ይገኛሉ። ከነዚህም ውስጥ አንዱ የስራ ማስታወቂያ ሲሆን ሰዎች ወይም ድርጅቶች ሰራተኛ ሲፈልጉ ሰራተኞችን ለመቁጠር የሚያወጡት ማስታወቂያ ነው።

ሰዎች ንጽህናቸውን ለመጠበቅ ለምሳሌ የፀጉራቸውን ውበት ለመጠበቅ ሲሉ የተለያዩ ነገሮችን ይጠቀማሉ ። ከእነዚህም ውስጥ ለምሳሌ ሻምፖወችን ፣ ኮንዲሽነሮችን ይጠቀማሉ ።

ኢትዮጵያ ዉስጥ ከምግኙ የስራ ዘርፎች ዉስጥ አንዱ የሆነው የሽመና ሥራ ሲሆን ይህ ሥራ ጋቢዎችን ነጠላዎችን የሀገር ባህል ልብሶችን የሚሰሩልን ሰዎቭህ ናቸው::

ከቦታ ቦታ ለመንቀሳቀስ ወይንም ለማጓጓዝ ከምንጠቀማቸው ተሽከርካሪዎች ውስጥ አንዱ የሆነው በስም አባዱላ የሚባለው ተሽከርካሪ ስንት ሰዎችን የማሳፈር አቅም አለው?

ለሰው ልጅ ከሚያስፈልጉ መሰረተ ልማቶች ውስጥ አንዱ የሆነው የንፅህ ውሀ አገልግሎት ሲሆን እነዚህ መጠጥ ውሃዎች ከወንዝ ፣ ከፏፏቴ እንዲሁም ከምንጭ ሊገኙ ይችላሉ ።

ኢትዮጵያ ውስጥ ከሚገኙ የስራ ተቋማት ውስጥ አንዱ የሆነው መምህር በትኛው የተቋም ቦታ ይሰራል?

ሰዎች ቤታቸውን ለማስጌጥ ወይም ለማስዋብ ሲፈልጉ የተለያዩ ነገሮችን ይጠቀማሉ። ለምሳሌ ግርግዳቸውን ለማስዋብ ምንን ይጠቀማሉ?

ኢትዮጵያ ውስጥ ከተፃፉ የልቦለድ መጽሀፎች ውስጥ አንዱ የሆነው ፍቅር እስከ መቃብር የሚባለው መጽሐፍ ሲሆን የዚህ መጽሐፍ ደራሲ ማን ይባላል።

ሰወች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዝ ስልቶችን ይጠቁማሉ። ከእነዚህም ውስጥ አንዱ የሆነው መርከብ ስሆን ባህሮችን እንዲሁም ደግሞ ውቅያኖሶችን ለመሻገር እንጠቀምበታለን።

የሱፐር ማርኬት ምርቶች ከሚባሉት ውስጥ አንዱ የሆነው በቤታችን የምንጠቀመው ዘይት ሲሆን ይህ ዘይት ከሱፍ ወይንም ደግሞ ከአኩሪ አተር የተዘጋጀ ነው።

ሰዎች የተለያዩ እቃዎችን ለመግዛት ወደ ገበያ ሄደው ግብይቶችን ያካሄዳሉ ለምሳሌ ጤፍ ይገዛሉ በቆሎ ይገዛሉ እንዲሁም ሰንዴም ይገዛሉ::

ኢትዮጵያ ውስጥ የተለያዩ የስነ ህንፃ ውጤቶች ይገኛሉ። ከነዚሁም ውስጥ አንዱ የላሊበላ ውቅር አብያተ ክርስቲያን ሲሆን ይህ ቦታ በአማራ ክልል በላሊበላ ከተማ ይገኛል።

በአካባቢያችን ከሚገኙት እፅዋት ዓይነቶች ውስጥ አንዱ የሆነው ደሞካሴ ሲሆን ፤ እስካሁን አረንጓዴ ቅጠል ያለው ሲሆን ለምን ጥቅም እንጠቀምበታለን?

ኢትዮጵያ ውስጥ የግብርና ስራ ይካሄዳል ።ይህ ግብርና ስራ በባህላዊ ወይም በዘመናዊ መልክ ሊካሄድ ይችላል ።ለምሳሌ ዘመናዊ ግብርናን ብናይ ትራክተርን በመጠቀም እርሻዎችን እናርሳለን።

ሰወች ከቦታ ቦታ በመንቀሳቀስ የተለያዩ ቦታወችን ወይም የቱሪዝም መስህቦችን ይጎበኛሉ። ከእነዚህም ውስጥ አንዱ የጣና ገዳማቶች ሲሆኑ እነዚህ ገዳሞች የት አካባቢ ይገኛሉ?

ኢትዮጵያ ዉስጥ ብዙ ተፈጥሯዊ የሆኑ ቦታዎች ይግኛሉ:: ከነዚህም ዉስጥ አንዱ የሆነው በአርባ ምንጭ ከተማ የሚገኘው አርባ ምንጮች ናቸው::

ሰዎች እቃዎችን ለመግዛት ወደ ገበያ ሄደው ግብይት ያደርጋሉ። ለምሳሌ ከሚገዟቸው እቃዎች ውስጥ ስኳር፣ ዘይት፣ መኮረኒ ፣ፓስታ እንዲሁም ደግሞ ሻይ ቅጠል ይገኙበታል።

ኢትዮጵያ ውስጥ የግብርና ስራዎች በሁለት አይነት መንገድ ይካሄዳል። እነሱም ባህላዊ እና ዘመናዊ ሲሆኑ ሰዎች ትራክተርን በመጠቀም የሚሰሩት የግብርና ዘርፍ የትኛው ነው?

ኢትዮጵያ ዉስጥ ብዙ የተለያዩ የዜና አገልግሎት የሚሰጡ ተቋማት ይገኛሉ:: ከነዚህም ዉስጥ አንዱ ኢቢሲ ሲሆን በዚህ የዜና አገልግሎት ላይ የስፖርት ዜና እንዲሁም የሜትሮሎጂ ዜናዎች ይካተቱበታል::

ኢትዮጵያ ውስጥ የመውሊድ በዓል ይከበራል። ይህ በአል በየትኛው የሐይማኖት ተቋማት ውስጥ ይከበራል?

ሰዎች የተለያዩ ነገሮችን ለመግዛት ወደ ገበያ ሄደው ግብይት ይፈጸማል። ከእነዚህም ውስጥ ለምሳሌ ልብሶችን ይገዛሉ ጫማዎችን ይገዛሉ ጌጣጌጦችንም ይገዛሉ።

ከአትክልትና ፍራፍሬዎች መካከል አንዱ የሆነው ማንጎ ሲሆን ማንጎ ለሰውነታችን ምንምን ጥቅሞችን ይሰጠናል?

በኢትዮጵያ ውስጥ የዜና አገልግሎት ከሚሰጡ ተቋማት ውስጥ አንዱ አሚኮ ሲሆን በየትኛው የሀገራችን ክልል ውስጥ ይገኛል?

በቤታችን ውስጥ ከሚገኙ ማሽኖች ውስጥ አንዱ የሆኑ የቡና መፍጫን ማሽን ሲሆን በኤሌክትሪክ የሚሠራ ማሽን ነው። ቡናዎችን ለመፍጨት እንጠቀምበታል።

ሴቶች ለመዋብ ወይም ለማማር ብለው የተለያዩ የውበት መጠበቂያ መሣሪያዎችን ይጠቀማሉ። ከእነዚህም ውስጥ ለምሳሌ ዓይናቸውን ለማሳመር የሚጠቀሙት የውበት መጠበቂያ መሳሪያ ምንድን ነው?

በኢትዮጵያ ውስጥ ከሚገኙ ተራራማ መልካም ምድር ያላቸው ቦታዎች ውስጥ አንዱ ራስ ዳሸን ተራራ ሲሆን በየትኛው የሀገራችን ክፍል ይገኛል።

የጽፈት መሳርያ እቃዎች ከምባሉት ዉስጥ አንዱ እስክርፕቶ ስሆን፤ ይህ እስክርፕቶ የተለያዩ ቀለማቶች አሉት። ይህን እስክርፕቶ በብዛት የምጠቀሙት ተማርዎችህ ናቸው።

ሰዎች ግቢያቸውን ለማስዋብ የተለያዩ ነገሮችን ይጠቀማል። ከነዚህም መካከል አበባ ይተክላሉ፣ አረንጓዴ የሆኑ ሳሮችን ይተክላሉ።

ኢትዮጵያ ብዙ ውስጥ ታዋቂ መሪዎች አሉ ከነዚህም ውስጥ አንዱ የኢትዮጵያ ጠቅላይ ሚኒስተር የሆኑት ዶክተር አብይ ሲሆኑ ዶክተር አብይ ተወልደው ያደጉት ጂማ ሃገር ነው ::

ኢትዮጵያ ውስጥ ካሉ ታዋቂ መሪዎች ውስጥ አንዱ የሆነው የሶማሌ ክልላዊ መንግስት ኣስተዳዳሪ የሆነው ሰው ማን ተብሎ ይጠራል?

በኢትዮጵያ ውስጥ ከሚዘወተሩ ምግቦች አንዱ የሆነው ሽሮ በጣም ተወዳጅነት ያለው አብዛኛውን ጊዜ ኢትዮጵያ ውስጥ የምንመገበው የምግብ አይነት ሲሆን፤ ከምን ከምን ይዘጋጃል?

ኢትዮጵያ ውስጥ ከሚገኙ ክልሎች ውስጥ አንዱ የሆነው የአፋር ክልላዊ ብሄራዊ መንግስት ሲሆን የራሱ ባንዲራና መለያ አለዉ። ይህ ባንዲራ ቀለሙ ምን አይነት ነው?

በአለማችን ብዙ የማኅበራዊ ሚዲያ ገፆች ይገኛሉ ። ከእነዚህም ውስጥ አንዱ የሆነው ፌስቡክ ሲሆን ሰዎች መረጃዎችን ለመለዋወጥ ይጠቀሙበታል ። የዚህ የፌስቡክ መስራች ማን ይባላል?

በአካባቢያችን ከሚገኙ አትክልትና ፍራፍሬ ዉስጥ አንዱ ማንጎ ሲሆን ይህ ማንጎ ለሰው ልጅ የሚሰጠው ጥቅም ምንድን ነው?

በኢትዮጵያ ውስጥ ብዙ የተለያየ መልክዓ ምድር ያላቸው ቦታዎች አሉ። ከነዚህም ውስጥ አንዱ ተራራማ ቦታ የሆነ ማለትም ከፍታ ተራራ ያለው አንዱ ራስ ዳሽን ተራራ ይባላል።

ኢትዮጵያ ውስጥ ብዙ የጸጉር አሰራር አይነቶች አሉ። ከነዚሀም ውሰጥ ለምሳሌ ቁንጮ የሚባለው የፀጉር አሰራር ይገኝበታል። ይህ የፀጉር አሰራር በየትኛው የዕድሜ ክልል ያሉ ልጆች ይሰሩታል?

በኢትዮጵያ ከሚገኙ ክልሎች ውስጥ አንዱ የአማራ ክልል ሲሆን የራሱ የሆነ ባንዲራ እና መለያ አለው ይህ ባንዲራ ቀለሙ ምን አይነት ነው?

ሰዎች ከአደጋ ራሳቸውን ለመከላከል ሲሉ የተለያዩ መኖሪያ ቤቶችን ይሰራሉ። እነዚህን መኖሪያ ቤቶችን የሚሰሯቸው ከእንጨት ከጭቃ ከብሎኬት እንዲሁም ከብረት ሊሆን ይችላል።

በአካባቢያችን ከሚገኙ እጽዋት አይነቶች ዉስጥ አንዱ የሆነው ወይራ ሲሆን፤ ይህ ወይራ ቤታችን ላይ ለጭስነት እንጠቀመዋለን።

ኢትዮጵያ ውስጥ ብዙ ማህበረሰቦች ይገኛሉ ከነዚህም ውስጥ አንዱ የሆነው የአዊ ማህበረሰብ ሲሆን ይህ ማህበረሰብ በየትኛው የሀገራችን ክልል ይገናኛል ?

ከግብርና ምርቶች ዉስጥ አንዱ የሆነው ስንዴ ሲሆን ስንዴ በሃገራችን አብዛኛው ክፍሎች ይመረታል። እሱም ለምግብነት የሚዉል ነው።

ኢትዮጵያ ዉስጥ ብዙ የህግ አስከባሪ አካላት አሉ። ከነዚህም ዉስጥ አንዱ የሆነው ዳኛ ሲሆን በፍርድ ቤት የሚሰራ ነው።

በኢትዮጵያ አልነጃሺ መስጊድ በዉቅሮ ከተማ የሚገኝ ሲሆን የእስልምና እምነት ተከታይ የሆኑት ሰዎች ለማምለክ የሚሄዱበት ነዉ።

በቤታችን ውስጥ ከሚገኙት የቤት እቃዎች ውስጥ አንዱ የሆነው ሶፋ ሲሆን ይህ ሶፋ ለሰዎች መቀመጫነት ያገለግላል። ይህን ሶፋ ከምን ከምን ልናዘጋጀው እንችላለን።

ኢትዮጵያ ውስጥ ካሉ ባንኮች ውስጥ ሁሌም የሚተማመኑበት ባንክ በሚል ርዕስ ማስታወቂያ ያለው የትኛው ባንክ ነው ?

በሀገራችን ኢትዮጵያ ባህላዊ ህክምና በብዛት በተለምዶ እንጠቀመዋለን ከነዚህም ከባህላዊ ህክምና ለምሳሌ ዝንጅብልን ብንወስድ ዝንጅብልን በጣም ለብዙ በሽታዎች ለመከላከል እንጠቀምበታለን እስኪ ለየትኛው በሽታ እንጠቀመዋለን።

ሰዎች ገበያ ወይም ሱቅ ሄደው ንግድ እና ግብይት ያካሄዳሉ። ለምሳሌ ድንች ገዝተው ይመጣሉ። ይህ ድንች ለሰው ልጅ ምን አይነት ጥቅሞችን ይሰጣል?

የኤሌክትሮኒክስ መሳሪያዎች ከሚባሉት ውስጥ አንዱና ዋነኛው የሞባይል ስልካችን ሲሆን ብዙ ጥቅሞችን እንጠቀምበታለን። ከጥቅሞቹ ውስጥ የተወሰኑትን ዘርዝሩ?

ከማህበራዊ ሚዲያ ውስጥ የሆነው እና መረጃዎችን የምንቀበልበት የምናስተላልፍበት እንዲሁም አንዳንድ ፎቶዎችን የምንለጥፍበት ፌስቡክ ሲሆን እሱም መስራቹ ማን ይባላል?

መኖሪያ ቤታችንን ለማስዋብ ወይም ለማስኬድ ውብ እንዲሆን ለማድረግ ቀለም እንቀባለን። ይህንን ቀለም የምንቀባው ምንን ተጠቅመን ነው?

ብርቱካን በሀገራችን ውስጥ ካሉ አትክልትና ፍራፍሬዎች ውስጥ የሚመደብ ሲሆን ብርቱካንን ስንመገብ የምናገኘው ጥቅም ምን ምን ነው?

ኢትዮጵያ ዉስጥ በስፖርታዊ እንቅስቃሴ ማለትም በሩጫ ከሚታወቁ አትሌቶች አንዱ የሆነው ሃይሌ ገብርስላሴ ሲሆን የመጀመሪያ ወርቁን መቼ አስመዘገበ?

ሙዝ ከእፅዋት ዝርያዎች ውስጥ አንዱ ሲሆን በአብዛኛው የኢትዮጵያ ክፍል ይመረታል። ሙዝ ከሚሰጣቸው ጥቅሞች ውስጥ ምን ምን ጥቅሞችን ይሰጣል?

ኤሌክትሮኒክስ ከሚባሉት መሣሪያዎች አንዱ የሆነው ሞባይል ስልካችን ሲሆን በሞባይል ስልካችን ምን ምን ልናደርግበት እንችላለን?

ልብሳችን ለማስቀመጥ ከምንጠቀምባቸው የቤት እቃዎች ውስጥ አንዱ ቁም ሳጥን ሲሆን ከምን ከምን የሚዘጋጅ ይመስላችኋል?

ባህላዊ ህክምና በቤታችን ውስጥ ከመናገኛቸው የተለያዩ ነገሮችን ተጠቅመን የሚናዘጋጀው ሲሆን ለምሳሌ ጉንፋን በሽታ ሲይዘን ምንን በመጠቀም ባህላዊ ህክምና እናደርጋለን ?

ሰዎች ራሳቸውን ከነፋስ ከጸሐይ ከብርድ ለመከላከል ሲሉ መኖሪያ ቤቶችን ያዘጋጃሉ። እነዚህን መኖሪያ ቤቶች ከምን ከምን ሊያዘጋጁ ይችላሉ?

ኢትዮጵያ ዉስጥ ከሚገኙ የፖለቲካ ፓርቲዎች ዉስጥ አንዱ የሆነው ኢዜማ ሲሆን፤ መሪው ማን ተብሎ ይጠራል?

ከቦታ ቦታ ለመንቀሳቀስ ከምንጠቀምባችው ተሽከርካሪዎች መካከል አንዱ መኪና ሲሆን ምን ምን አይነት መኪናዎችን የመኪና ስሞችን ያቃሉ?

አንድ ድርጅት የሰው ሃይል እጥረት ቢገጥመው እና ያንን የሰው ሃይል እጥረት ለመቅረፍ ቢል ሰራተኞችን ለመቅጠር መስፈርት አውጥቶ የሚለጥፈው ነገር ምን ይባላል?

ስፖርታዊ እንቅስቃሴ ከሚባሉት ውስጥ አንዱ የሆነው ሩጫ ካፈራቸው አትሌቶች ውስጥ አንዷ ጥሩነሽ ድባባ ስትሆን የመጀመሪያው የወርቅ እድሏን ያስመዘገበችው የት ሀገር ነው?

በሀገራችን ብዙ አይነት የሱፐር ማርኬት ምርቶች አለ። ከነዚህም ውስጥ አንዱ የሆነው ሎሊ ችፕስ ሲሆን ሎሊ ችፕስ ህጻናት በብዛት ወደውት የሚጠቀሙት ሲሆን ይሄ ሎሊ ችፕስ ከምን ከምን የሚዘጋጅ ይመስላችኋል?

ከመጠጥ አይነቶች ውስጥ አንዱ የሆነው ወተት ሲሆን በብዛት ህጻናቶች ናቸው የሚጠቀሙት ይህ ወተት ቀለሙ ምን አይነት ነው?

ኢትዮጵያ ውስጥ ብዙ ተፈጥሮና አካባቢ የሚያሳዩ ቦታዎች አሉ። ከነዚህም ውስጥ ጥቅጥቅ ደን ያለበት ቦታ ቦንታ የሚባለው ቦታ ሲሆን በየትኛው የሀገራችን ክፍል ይገኛል?

የሱፐር ማርኬት ምርቶች ከሚባሉት ውስጥ አንዱ የሆነው የጁስ አይነት ዮዮ ጁስ የሚባለው ሲሆን ከምን ከምን ይዘጋጃል?

ኢትዮጵያ ውስጥ ከሚገኙ የትምህርት መጽሐፎች ውስጥ አንዱ የሆነው እንግሊዥ ፎር ኢትዮጵያ በሚል የመጽሐፍት ገጽ ያለው የትኛው የመጽሐፍ አይነት ነዉ?

ሩጫ ኢትዮጵያ ዉስጥ ከሚደረጉ የስፖርታዊ እንቅስቃሴዎች ዉስጥ አንዱ ሲሆን ቀነኒሳ በቀለ የሚባለው አትሌት የስንት ወርቆች ባለቤት ነው?

በሀገራችን ብዙ የዱር እንስሳዎች ይገኛሉ ። ከነዚህም ውስጥ አንዱ እና ዋነኛው የሆነው አንበሳ ሲሆን ምን ምን አይነት ምግቦችን የሚመገብ ይመስላችኋል ?

ሰዎች ስራቸውን ለማቅለል ሲፈልጉ የተለያዩ ማሽኖችን ይጠቀማሉ። ለምሳሌ ከነዚህም ውስጥ ልብሳቸውን ለማጠብና ለመጭመቅ የሚጠቀሙት ማሽን ምን ተብሎ ይጠራል?

ሰዎች በሙቀት ሰአት ወይም በበጋ ወቅት ከሚጠቀሙባቸው ጫማዎች ውስጥ አንዱ የሆነው ነጠላ ጫማ ከምን የሚሰራ ይመስላችኋል?

በኢትዮጵያ ውስጥ የአደባባይ በዓላት ከሚባሉት አንዱ የሆነው የጥምቀት በዓል ሰዎች ተሰብስበው እየዘመሩ እልል እያሉ ታቦታትን እያጀቡ ወደ ማደሪያቸው ይሸኛሉ ይህ ሂደት በየትኛው ሃይማኖት ይከበራል?

በኢትዮጵያ ዉስጥ ሰዎች ከቦታ ቦታ ለመንቀሳቀስ ተሽከርካሪዎችን ወይም መጓጓዣዎችን ይጠቀማሉ። ከነዚህ ተሽከርካሪዎች ዉስጥ አንዱ ባጃጅ ሲሆን ስንት ጎማዎች አሉት?

ሰዎች ለመዋብ ወይም ለማማር ጌጣጌጦችን ይጠቀማሉ። ከነዚህም ጌጣጌጦች መካከል ውስጥ አንዱ የሆነው የአንገት ሃብልን ብናይ እሱም የአንገት ሃብል ለአንገታችን ጥሩ ዉበት የሚሰጥ ሲሆን ከምን የተሰራ ይመስላችኋል?

ኢትዮጵያ ውስጥ ከሚገኙ የስነህንጻ ውጤቶች ውስጥ አንዱ የሆነው የፋሲል ግንብ ሲሆን የፋሲል ግንብ በጎንደር ከተማ ይገኛል። ይህ ግንብ መቼ ተመሠረተ?

የቤት እንስሳ ከሆኑት ውስጥ የምትጠቀሰው አንደኛዋ ድመት ስትሆን ድመት በቤታችን ውስጥ ምን ምን አይነት ጥቅሞችን ትሰጠናለች ?

ኢትዮጵያ ውስጥ ብዙ ማህበረሰብ ወይም ብሔር ብሔረሰቦች ይገኛሉ። ከነዚህም ውስጥ ጌዲዮ የሚባለው ብሔረሰብ በየትኛው የሀገራችን ክፍል ይገኛል?

አንድ ሰው የተለያዩ ጫማዎች ሊኖሩት ይችላሉ። ለነዚህም ውስጥ ለምሳሌ ነጠላ ጫማ ሲሆን ይህ ነጠላ ጫማ በየትኛው የሙቀት ወይም የቅዝቃዜ ወቅት ይለበሳል?

በኢትዮጵያ ታዋቂ መሪዎች ወይም አባቶች ከሚባሉት ውስጥ አንዱ የሆነው ሃጅ ሙፍቲ የሚባሉት ግለሰብ የትኛው ሃይማኖት ተከታይ መሪ ነበሩ?

በሀገራችን ውስጥ ብዙ የመዝናኛ ቦታዎች አሉ ከነዚህም ውስጥ አንዱ የሆነው ዋተር ባርክ ተብሎ የሚጠራ መናፈሻ በየትኛው የሀገራችን ክፍል ይገኛል?

ኢትዮጵያ ውስጥ ብዙ የባህል አይነቶች አሉ ። ለምሳሌ በምግብ ብንሄድ ጉርሳሜ የሚባል የምግብ ዓይነት አለ ። ይህ የምግብ ዓይነት የትኛው የሀገራችን ክፍል ባህልን ይወክላል ?

ሰዎች ቤታቸውን ለማስዋብ ወይንም ደሞ ለማስጌጥ የተለያዩ ነገሮችን ይጠቀማል ለምሳሌ ወለላቸውን ለማስጌጥ ምን ምን ተጠቅመው ያስጌጣሉ?

በአብዛኞቻችን መኖርያ ቤት ውስጥ የሚገኝ የቤት እቃ ፍሪጅ ሲሆን ይህ ፍሪጅ ምንምን አገልግሎቶችን ይሰጠናል?